አርማ የባህር ዳርን አርማ የሚለው ፖሊ ግቢ የቴክኖሎጂ አርማው በጣም እንዴት እንደሚያምር በጣም ግርም ነው የሚለኝ ይሄ ነው ከአባይ ጓዳ ጥበብ ሲቀዳ የሚባለው።

መጓጓዣ መጓጓዣ ኤርፕሌንን ብንወስድ ኤርፕሌን በአየር ላይ እየተንሳፈፈች የሚሄድ መጓጓዣ ነው። ሰላሙ ብትሉ ያለው ሰላም ይፈራሉ ይላሉ ቀማኛ ገዳይ ምናምን የሚባል ነገር የሌለበት መንገድ ሲሆን፤ በጣም ደስ የሚል ነው። ምቾት ያለበት መጓጓዣ ነው ኤርፕሌን።

ጣይቱ መናፈሻ በባህር ዳር ከተማ በጣና ሀይቅ ላይ የተሰራ መናፈሻ ሲሆን ኧረ መናፈሻ ሲቃኝ እንዴት ድል ይላል ነፋሻው አየሩ ድሮኮ በጣም ደስ ነበር የሚለው እናንተ መናፈሻ!!!

ኤሬ ግንበኝነት ግን በጣም አስገራሚ ሰራ ሆነትበቃ በጣም እሚደነቅ አይህንን ፎቅ ያቆሙት ይለንዴ ህ ተደርድሮ ተድርድሮ ግራወንዲ ፕላስ ምናምን ግሩም ግሩም የሆነ ፎቅ የሚገርም ሙያ ነው።

የባህር ዳር አካባቢ በጣም እሚገርም አካባቢ ነዉ ።በመሀል ጣና ተንሳፎ ፊለፊት ላይ ስትቆሙ በጣም ነዉ የሚያምር በዛዉ ላይ የሚገረመዉ እኮ ወጀቡ ሲንቀሳቀ ንፋስ ሲመጣ እንዴት እንደሚያምር እንዴት እንደሚሆን ዉበት የሚሰጠዉ ነዉ።

ሚስማር ሚስማር ከግንባታ መሳሪያዎች ውስጥ አንዱ ነው የሚገርመኝ ነገር እኮ ከያዘ አይለቅም በዛ ላይ ደግሞ ብረት የሆነ እና በሲሚንቶ ነገሮችን ማጣበቅ የሚችል ይገርማል።

እንጀራ እንጀራ የምግብ ዓይነት ሲሆን በኢትዮጵያ ውስጥ ብቻ የሚገኝ የምግብ ዓይነት ነው ለዛውም ደግሞ በጣም በብዙ ፕሮሰሶች ውስጥ ተካሂዶ የሚያልፍ ነው በጣም የሚጣፍጥ የምግብ ዓይነት ነው።

የባህር ዳር ዩኒቨርሲቲ እንደድሮ ከአባይ ጓዳ ጥበብ ሲቀዳ ይህ ነው እንጂ የጥበብ ሀገር የቀለም አጠቃቀሙ ሰማያዊ ምናምን ደስ የሚል በመካከል ፏፏቴን የያዘ በጣም አስደናቂ በቃ ከመፈክሩ ጋር አብሮ የሚሄድ የባህር ዳር ዩኒቨርሲቲ አርማ አይግሩም!!

ፓስፕሎክሊን ጎበኙ ዋና ዋና ብቶወትወጥ የሚጠቀስፍ የኢቶርስርዋ ቤተክርስቲያን ሀብትነት የያዘችው የእላህ ሊበላው ውቅራይ ቤተክርስቲያን አፍ ጣቤ ጣቤ ጣቤት እግዚአብሔር ሥራ ድንቅ ኩ ድንቅ እውነት ሳውንዴት ከላይ ወደታች ቤት ይሰላልአይገ

ፋሽን አሉት ግንኮ ሚገርመው ነገር ፋሽን የሚባል የለምኮ ይህኩ ፋሽን ልብስን መቅዴድ ልብስን ቀዶ እንዲፋሽን መቁጠር ይህኮ ፋሽን ነው እንደ ይሄ በጣም ያሳዝናል በእውነቱ በጣም የሚያሳዝን ነገር ነው እንጂ ፋሽን አይደለም

አይልማት የሚገርም ፍጥረት እናቶቻችን እንዴት አድርገው ሰሩት ያንምኑ ለመብሊያነት የሚያገለግል ብዛ ዘምን ትሪሳሰ ሰሐ እና ስዝ እና ለምግብል ማቅረቢያነት የሚጠቀሙት እንዴታርገው ከስር ከ ከሳር እንዴሰሩ የሚገርም ስራ እኮ ነው።

የኢትዮጵያ ባንዲራ የኢትዮጵያ ባንዲራ አንዱ ባንዲራ ሲሆን ቀይ፣ ቢጫ ፣አረንጓዴ ቀለም ያለው ጀግኖች ጠብቀው ታፍራ እና ተፈርታ እንድትኖር ያደረጓት የአገራችን መገለጫ ሲሆን የቀለማቱ ትርጉም ደግሞ ምን ይዴንቅ ምን ይገርም ነው የሚያስብለው።

ሩጫ እስገራሚው ኢቶዮጵያ ብዙ ልጆች አሏት እነኃይሊ እነጥሩነሽ ዲባባ እነገንዘብ እነዚህ በጣም እሳት እሳት የሆኑ ልጆች በጣም ለሀገራቸው ትለቅ ኩራት የሰሩ ናቸው።

በጣም የሚደንቀው ኢትዮጵያ ውስጥ ከሚደረጉ ነገሮች ውስጥ የሀይማኖት መለያየት የሚሉት ነገር አማኝ ነን ብሎ እንዴት ትክክለኛውን ሰው ማወቅ ያቅጠዋል እውነት ነገሩ በድንጋይ የሚያምኑ እንዳሉ ስንሰማ ነው ሀይማኖት መለያየት እንዳለ የገባኝ በኔ እምነት ሀይማኖት አይለያይም።

አመት የቤተ እንስሳም ልበላት የዱር እንስሳኝ የከሚግር ምኮሉ ምን ምንአይለትትረዶን ቤትም ዱርም ትኖራለች ግን ለቤት ስትመጡ አይጦች እንዳይለብሹሁምታለ እና በጣም ጥሩ ሆን ችለ እንስሳነች

በአርዛፍ ፅዋት ዓይኖትሎ በጣን ደስ ሚል ለቤት ሥራ የሚሆኑ ወቆችን ለመገንባት የሚያገለግል ነው በጣን ደስ ሚል በተለይ እራሱ ቤት ሆኖ ሲሠራ ውብ ውብ ግድ ግዳ ሚያመጣም አልፉ ይህ እንዴቱን እንደገባ ራሱ ወደ ኢትዮጵያ ኩ አየድሮባቶቻች አጽሚ ቁልክ ደራስሰግሩ እና በግርጫ ሞኮን ያስገበው እንዲዓይነት መሬት እየትነምገኙ::

የአፋር መልካ ምድር ይህ እሳት ያለበት ሲሆን፤ እሳት ግሙራ ፍንዳታ በጣም የሚጠብስ በርሃማ ፤ ሰውን የሚያቃጥር በጣም በርሃማ የሆነ ቦታ የረ በጣም ከባድ ነው።

ሐብልአይስያምር እንድዲ ስለል በጣምኮ አስገራም ይኮነ እንዴት ዓይነት ገራሚ ከብር እና ከወርቀመምች ሰረው በቃበእንገት ላይ አድርገው የአንቀለቀለ ጊዜ እንዴ ዴስ እንዲሚል ረበስማም እንደ አንዳንድ ጊዜ ኮየጠየጥ በጣም ከባድ ነው እኮ።

የሥራ ማስታወቂያ ው ሥራ ወጣዊይ እያለፈለጋ በቃ ብዙ ሰው ሚንከራተት በጣም አንጅትን ዕኩ የሚበሉት ሰው በቃ ሥራዓቱ ሲንከራተት በጣም